በምስሉምን ምልክተው ኢትዮጵያ ውስጥ ከሚገኙ ሰው ሰራሽ የሆኑ ቅርሶች ውስጥ አንዱ የሆነው እና በጣም ታሪካዊ እንዲሁም ሀይማኖታዊ ጋራ ያለው የቅዱስ ላሊበላ ከቅዱስ ላሊበላ ቤተ ጊዮርጊስ ባል የሚታወቀውን አብያተ ክርስቲያን የሱን ምስል እንመለከታለን።

በምስሉ ላይ የእግርኳስ እና ሌሎች የስፖርት እንቅስቃሴዎች ማዘውተሪያ የሚያገለግል ስታዲየም ሲሆን ባሻገር የተለያዩ ታዳሚዎች ተቀምጠው እንመለከታለን።

በምስሉ የምንመለከተው ከአንድ ጋዜጣ ላይ የተወሰደ የፊት ገጽ ሲሆን ከምስሩ እንደምናየው ከፊት ገጹ ላይ ገቢ ለልማት በሚል ርዕስ ከጎኑ የገቢዎች ሚኒስትር አርማ ተቀምጦ እንመለከታለን ከተለያዩ ዜናዎች ቀርቦ እንመለከታለን ለምሳሌ ያክል ከአንድ መቶ አርባ ሚሊዮን ብር በላይ ድጋፍ ተደረገ የሚል አርስት ያለው ዜና ምስሉ ላይ እንመለከታለን

በምስሉ ላይ የምንመለከተው ከሌ ከቆዳ የተሰራ ክፍት የወንድ ልጅ ጫማ ሲሆን ጫማ እንደምንመለከተው በጣም የሚያምርና ቡኒ ቀለም ያለው ጫማ ነው የቆዳ ምርቶች ከጫማ ውጪ ምን ለመስራት ያገለግላሉ።

በሙስሊም የምንመለከታቸው አንድ የእስልምና ሃይማኖት አባት የሆኑ ሼህ ወደ ደረጃ እየወጡ ባሻገር ደግሞ ፌደራል ፖሊሶች እየጠበቁ ምእመናኑ ተሰልፎን እንመለከታለን እንደምናየው አንድ ሃይማኖታዊ በአል እያከበሩ እንደሆነ አይተን መረዳት እንችላለን።

የምንመለከተው ወጣቶች አዛውንቶች የተለያዩ ማህበረሰብ ክፍሎች በመሃል ከተማ ላይ ሰልፍ ሲያከናውኑ እንመለከታለን ምናልባት እየተቃውሞ ወይም ደግሞ የድጋፍ ሊሆን ይችላል። እርሶ ምን አይነት ተሳትፎ ያቃሉ?

በምስሉ የምንመለከታት አንዲት እንስት በሀገር እደጥበብ ልብስ ለብሳ ጸጉራን ሽሩባ ተሰርታ በሚያምር ሂልጫማ ለብሳ ወገቧን ይዛ ትሪት የቁንጅና ውድድር ስታሳይ እንመለከታለን ከዙሪያዋ ደግሞ ሰዎች ከበዋት ትሪቱን ሲመለከቱ ምስሉ ላይ እናያለን።

ኢትዮጵያዊያን አትሌቶች በተለያየ የውድድር መድረክ ተወዳድረው ወደ ሀገር ሲገቡ እና ደማቅ የሆነ አቀባበል ሲደረግላቸው እንዲሁም ደግሞ ባለስልጣናት ጋር ሰላምታ ሲሉ አወጡ በምስሉ ላይ ተመልክቷል

በምስሉ ላይ የምንመለከተው በአብዛኛው በወሎ ባህል ዘንድ ትልቅ ቦታ የሚሰጠው እና ሴቶች በወይባ በሚባል ጭስ ስትታጠን አንዲት ሴት ምስሉ ላይ እንመለከታለን እንደምናየው እንግዲህ ጥቁር ልብስ ለብሳ ጭስ ውስጥ ገብታ ስትታጠን ምስሉ ላይ እንመለከታታለን።

ምሰሉ ላይ የምንመለከተው ከተፈጥሮ ሀብቶች ውስጥ አንዱ የሆነው ፏፏቴ ሲሆን የምንመለከተው በጣም የሚያምር ፏፏቴ ምስሉ ላይ እንመለከታለን።

በምስሉ ሁለት የኦርቶዶክስ ተዋህዶ ካህናት ነጭ ሻሽ ጠምጥመው እንዲሁም ደግሞ ነጭ ጋቢ አፍተው ለብሰው አንደኛው ለሌላኛው በጆሮ ተጠግቶ ሲያወራው በምስሉ ላይ እንመለከታለን

የገጠር ትምህርት ቤት ሲሆን ምንምመለከተው መምህሩ ጋውኑ ለብሶ ሲያስጠና እንዲሁም ደግሞ ተማሪዎች ከንጨት የተሠራ ወንበር ላይ ተቀምጠው ሲማሩ እንመለከታለን።

አንድ ትልቅ ባለ ሥልጣን በሚዲያ ፊት ቀርበው ከወለድ ነጻ የዱቤ አገልግሎት በሚል አርእስት በአማራ ሚዲያ ኮርፖሬሽን የቀረበ ዜና በምስሉ ላይ ተመልክተዋል።

ምስሉ ላይ የምንመለከተው የምረቃ ወይም ደግሞ የግራduaton ፕሮግራም ሲሆን እንደምንመለከተው ሴቶች ወንዶችም እጋውናቸው ለብ ሰው ምረቃ ስነሥራዓት ሲያከብሩ ምስሉ ላይ እንመለከታለም፡፡

በምስሉ ምንመለከተው አንድ አርሷአደር የካሮት ምርት ነቅሎ በጁ ይዞ እንመለከተዋለን። በዙሪያው ደግሞ የተለያዩ የጓር አትክልት እንደ ጎመ እንደ ቆስጣ መሳሰሉት እንደቀይሥር ያሉ አትክልቶች እንመለከታለን። እርሶ እነዚህ የግብር እና ውጤቶች ምንያህል ለሰው ልጅ አስፈላጊ ናቸው ብለው ያስባሉ?

በአማራ ፖለቲካ ውስጥ ትልቅ ቦታ ከሚሰጣቸው ፖለቲከኞች ውስጥ አንዱ የሆኑት አቶ ክርስቲያን ታደለ በምክር ቤት ተቀምጠው ንግግር ሲያደርጉ ምስሉ ላይ እንመለከታልን።

ምስሩ ላይ የምን መለከተው የጓሩ አትክልት ያለበት አካባቢ ወይም ስፍራ ሲሆን እንደምናዩ የተለያዩ አትክልቶች እንመለከታለን። ለምሳሌ አክል ከፊልለፊታችን ሁለት ትልቅ የሆኑ እንሰት ተክል እንመለከታለን፤ ከጎኑ ደግሞ የማንጎ ተክል እንመለከታለን፤ ከባሻግር የተለያዩ አትክልት አይነቶችን እንመለከታለን።

ምስሉ ላይ አንዲት እንስት መቆፈሪያ ይዛ እየቆፈረች ልማት ስታለማ አትክልቶችን ስትተክል ምስሉ ላይ እንመለከታለን እንዲሁም ደግሞ በዙሪያዋ የእርሻ ማሳ እንመለከታለን።